ምግብ ከምግብ አይነቶች ውስጥ አንደኛው የሆነው በያይነቱን በየአይነት ማለት የተለያዩ ምግቦችን የያዘችውን ኮሜንስትር አቶ የመሳሰሉ ምግቦችን የያዘና በጣም ተወዳጅ የምግብ አይነት ነው ይህ የምግብ አይነት ብዙ ሰዎች በአንድ ላይ ሲመገቡት ተመልክተናል እናንተም ተወዳጅ ምግብ ነው

የቤት እና የቢሮ እቃዎች የቤትና የቢሮ እቃዎች ውስጥ አንደኛው የሆነው ጠረጴዛ ነገሮችን ለማስቀመጥ የምንጠቀምበት ስለሆነ ይህም ደግሞ ነገሮችን የምናስቀምጥበት የቤት እና የቢሮ እቃ በመባል የሚታወቅ ለሁለቱም ለቢሮም ለቤትም አገልግሎት ሚመሰጥ እቃ ነው።

ቡና ቤቶችና ምግብ ቤቶች ቡና ቤቶችና ምግብ ቤቶች ውስጥ አንደኛ ቤዛ ቡና ቤት ቡና ቤት በባህርዳር ከተማ የሚገኝ ሲሆን ይህን ቡና ቤት ወይም ደሞ ምግብ ቤት ምግብና ቡና የሚቀርብበት አብዛኛውን ጊዜ ተወዳጅ የሆነ ቡና ስለሆነ ብዙ ሰዎች ይጠቀሙታል።

የቤት እና የ ቢሮ እቃ ከቤት እና ከቢሮ እቃዎች ዉስጥ አንደኛ የሆነው ወንበር ሲሆን ወንበር ሰዎች ለመከመጫነት የሚጠቀሙት እና ለቤትም ለ ቢሮም እቃ መሆን የሚችል እቃ ሲሆን ሰዎች ለመከምጫነት እረፍት ለማረግ ይጠቀሙበታል ።

ሕግ አስከባሪ ከሕግ አስከባሪ አካላቶች ውስጥ አንደኛው ደንብ ሲሆን፤ ደንብ በአዲስ አበባ አካባቢ ባሉ የአንዳንድ የህገ ወጥ የሆኑ የንግድ ስርዓትን የሚያካሂዱ ሰዎችን የሚቆጣጠሩልን የሕግ አስከባሪ ናቸው። እኒህም ንግድ ፈቃድ ሳይከፍሉ የሚነግዱ ሰዎች የሚከተሉትን ናቸው።

ትምህርት ከትምህርት አይነቶች ውስጥ አንዱ የሆነው መደበኛ ትምህርት ሲሆን መደበኛ ትምህርት ማለት የሰው ልጅ መደበኛ ክላስ ይዞ በመደበኛ በሆነጊዜ የሚማርበት ሲሆን መደበኛ በሆነ መልኩ ይማራል።

ባንዲራ እና መለያ ባንዲራ እና መለያዎች ውስጥ አንነደኛው የሲዳማ ክልል ባንዲራ ሲሆን የሲዳማ ክልል ባንዲራ ማለት ያንን ክልል ከሌሎች ክልሎች ለይተን ለማወቅ የምንጠቀምበት ሲሆን ጥቁር ፣ነጭ እና ቀይ ቀለም ያለው ሲሆን ይህም በደቡብ ክልል የሚተዳደሩ ሰዎች የሚጠቀሙበት መለያ ነው።

ትምህርት ከትምህርት አይነቶች ውስጥ አንደኛው የከፍተኛ ትምህርት ሲሆን፤ ከፍተኛ ትምህርት ማለት በኢትዮጵያ እስከ 12ተኛ አመት ድረስ ተምረው ከዛ በኋላ ወደ ተለያዩ የሙያ ተቋማት ውስጥ የሚገቡበት የሞያ ተቋማት ውስጥ የከፍተኛ ትምህርት ተቋም ይባላል።

ልዩ መሳሪያ ከልዩ ልዩ መሳሪያዎች አንደኛው መጥረቢያ ሲሆን የተለያዩ ከዎችን ለመቁረጥና ለቅርስ የምንጠቀምበት ከብረት ከተለያዩ ብረቶች ለካፌ ሊሆን ይችላል ከተለያዩ ውብረቶች ልንሰሩ የምንችለው የቤት ውስጥ ቁሳቁስ ነው

እጽዋት አይነቶች ውስጥ ተወዳጅ የሆነው ጎመን ሲሆን ተከትፎ እና በእሳት በማስነካት የሚበላ የእጽዋት አይነት ነው ይህም አረንጓዴ የሆኑ ቅጠሎች ያሉት ነው ቅጠሎቹ ሰፋፊ ናቸው።

ቤት እና መኖሪያ ቤት ከቤት እና መኖሪያ ቤት ውስጥ አንደኛዉ የሆነው የጭቃ ቤት ወይም ደግሞ ከጭቃ የተሰራበት ቤት ይህም ቤት ብዙ ደሀዎች የሚኖሩበት እና በሀቅም ደከም ደከም ያለ ኢኮኖሚ ያላቸው ሰዎች የሚኖሩበት መኖሪያ አይነት ነውና ብዙ ሰዎችም ይኖሩበታል።

ማስኬት የተለያየ ጊዜ ሴቶች ፊታቸውን የተለያየ ነገሮችን በመቀባት ፊታቸው ቀይ ሆኖ እንዲታይ ለማድረግ የሚጠቅሙት የማስኬድ አይነቶች የተለያዩ አስቂኝ ዓይነቶች ውስጥ አሉ እነኚህ ማስኬታ ሴቶች ፊታቸውን እና ውበታቸውን ጠብቆ ለመቆየት ያስችላቸዋል።

ማስጌጥ ማስጌጥ ከማስጌጥ ዓይነቶች ውስጥ አንደኛው ሆነ ሴቶች ጸጉራቸውን ሲያስጌጡን መለግዳል ይህም ማለት ሴቶች ውሃከር ካክስ የተመሳሰሎ ነገሮችን በመጠቀም እና ጸኩር ቤት ለመሄድ የጸጉራቸውን ውበት የሚጠብቁበት የማስኬጅ ዓይነት ወይንም ደግሞ ማስኬት ብለን የምንጠራው የውበት መጠበቃ መንገድ ውስጥ ነው።

ፋሽን ከፋሽን ዓይነቶች ውስጥ አንደኛ የሆነው የቀሚስ ፋሽን ሲሆን የቀሚስ ፋሽን በባህር ደር ዩኒቨርሲቲ አንዳንድ የፋሽን ዲዛይን ተማሪ የሚማሩ ሰዎች የሚያቀርቡ ሲሆን ይህም ፋሽን የተለያዩ ዲዛይኖችን በመስፋት የተለያዩ ሼፕ ፣ቅርጽ ያላቸው ሰዎች እንዲ ለብሶት የሚያደርጉበት የፋሽን አይነት

ዜና ከዜና ዓይነቶች ውስጥ አንደኛ የሆነው የቢዝነስ ዜና ሲሆን የቢዝነስ ዜና ስለ ቢዝነስ የሚወራበት ወይን እንደግሞ ስለ ገቢና ወጭ የሚወራበት ስለ ንግድ ሥርዓቱ የሚወራበት ዜና ሲሆን ይህም ዛሬ በምንሃልዋጋ ምንሃልህል በምንሃል ዋጋ ተሸጠ በምንሃ ብርየተሸጠነ ያለው የሚለውን የሚተነትንልን የዜና ዓይነት እና የዜና ሁኔታ ነው።

ጥበብና ህበረብጥበብ እና ባህል ውስጥ አንደኛው የሸክላ ሥራ ሲሆን የሸክላ ሥራ በአንዳንድ ገጠር አካባቢዎች ላይ ከቀይ አፈር የሚሰራ ሸክላዎችን ጀበና ድስት የመሳሰሉ ሥራዎችን የሚሰሩ ሰዎች ይህም ጥበብ በመባል ይታወቃል።

ጫማዎች ከጫማዎች አይነቶቹ ውስጥ አንደኛ የሆነው ነጠላ ጫማ ሲሆን ነጠላ ጫማ ብዙ ሰዎች ሻውር ወስደው ከውጭ ሽፍን ጫማ አጥልቀው ሲመጡ ለመናፈስ የሚጠቀሙት የጫም አይነት ሲሆን ከዚህም የጫማ ዓይነቶች ውስጥ በጣም ተወዳጂ የሆኑት እነ ሲሊፓር ምናምን የተሰኙ ምርቶች ናቸው።

ማስኬት ማለት ማስዋብ የተለያዩ ሰዎች ወይንም ደግሞ ፊት ሊሆኑ ይችላል ፊታችንን በውፉምና ማራክ ሆኖን ለመታይት የምናደርገው ሂደት ሲሆን ይህም ማስኬት ብዙ ሰዎች ሴቶች ላይ የምንጠቀመው የውበት ማስኬት ዓይነት ሲሆን ሰዎች ይጌጣሉ፡፡